ይህ እንግዲህ ኢትዮጵያዊው ሊቅ ቅዱስ ያሬድ ይባላል። በተለያዩ ዜማዎቹ የሚታወቅ በኦርቶዶክስ እምነት ውስጥ ግዕዝ፣ አራራይ፣ ዕዝል የሚባሉትን በተለይ የደረሰው የድጓው ሊቅ ቅዱስ ያሬድ ተብሎ ይጠራል።

ይህ በኢትዮጵያ ተዋህዶ ቤተ-ክርስቲያን ጳጳሳቶች አንድ ላይ ሁነው ባርከው ቀድሰው ይሄ ስነ-ስርዓት የሚካሄደው ቤተ-ክርስቲያን መሆኑን ነው።

እንግዲህ ጨርቅ ጨርቃጨርቅ ነዉ ወይም ደግሞ ልብሶች የሚሸጡት የንግድ ቦታ ነዉ። የተለያዩ ልብሶች ሱሪም አለ። ቲሸርትም አለ እነዚህን አቅፎ የያዘ የግብይት ቦታ ነዉ ማለት ነዉ።

ይህ በሀይቅ አካባቢ የሚገኝ ታንኳ የሚባል የሰዎች ትራንስፖርት የሚያገለግል ሰዎች የሚጠቀሙበት ታንኳ ተብሎ ይጠራል። የመጓጓዣ አይነት ነዉ። የሚሰራዉም ከቀርቀሀ ነዉ።

በራያ የሚገኝ ባህላዊ ሰዎች የሚያከብሩት አሸንድየ የሚባል በአል ጭፈራ ማለት ነው። አሸንድየ የሚባል በአል።

ይህ በኢትዮጵያ በተለያዩ ሀገሮች የሚደረግ የሰልፍ አይነት ነው። ነገር ግን የኢትዮጵያን ባንድራ ይዞ ስለሆነ የኢትዮጵያ ሰላማዊ ሰልፍ ነው። ህዝቦች ተሰብስበው የሚያደርጉት ሰላማዊ ሰልፍ ወይም ተቃውሞ ነው።

ይህ በአማራ ክልል የሚገኝ በራያ የሚገኝ የአለባበስ ነው። ራያ ያሉ ሰዎች እንዲህ አይነት ያለባበስ ዘዴዎችን ይጠቀማሉ። ብዙ ጊዜ የራያ ቆቦ ልብስ አለባበስ ነው።

ይህ ደግሞ በሀገራችን በተለይ እየተከናወነ ያለ ነው ፤ እየተሰራ ያለ ስራ ነው ይሄ ደግሞ የዶሮ እርባታ ነው ማለት ነው ፤ ዶሮ የሚያረቡ ሰዎች ናቸው እንግዲ በተለያየ መንገድ በ ኢንኪውቤተርም ይሁን በተለያየ መንገድ እያመረቱ ነው ያሉት።

ይህ እንግዲህ የተለያዩ ነገሮችን ከቦታ ቦታ የሚያጓጉዝ ነው ።ናፍጣዎችን፣ ቤንዚኖችን ምናምን ይዞ ሚንቀሳቀስ መኪና ነው ማለት ነው ።

ይህ በኦርቶዶክሳዉያን ዉስጥ የሚገኝ ቤተ-ክርስቲያን ነው። ሰውች ሂደው ሀይማኖታዊ ነገሮችን የሚያካሂዱበት የክርስቲያን ቤተ-ክርስቲያን የሚባለው ነው።